ይህ የከብት ስጋ ነውና ቅርምት ላይ ነው። ከፋፍሎ ከፋፍሎ በምድር ላይ የከፋፋለበት ቦታ ነው ።በበዓል ቀን ወይም በአውደ አመት በዓል ለስጋ ቅርምት የሚሆን ነው ።

ይኼ የእንዶድ እጽዋት ነው። እና ለ ባህላዊ ህክምና የማይገለግል አክሊሉ ለማ ዲስከቨር አድርጉ ያገኘው ነው። ብለሀርዝያሲስ የተባለ በሽታን ለማጥፋት የሚችል ነው።